ምስሉ የአንድ አስራ ሁለተኛ ክፍል መልቀቂያ ፈተና ሰርተፍኬት ያሳያል ። ሰርተፍኬቱ ሁለት አርማዎች ከላይ የተቀመጡበት ሲሆን የተማሪው ፎቶ ማህል ላይ አለ ። እና ማህተም ተመቶበታል የተለያዩ ዝርዝር ጽሑፎች በመሀከል ላይ ይታያል።

በምሥሉ ላይ ከአንድ ከፍታማ ሜዳ ቦታ ላይ ተወዛዋዥዎች የባህል ጭማሪ ተወዛዋዥዎች ሲወዛወዙ እና ሲጨፍሩ ይታያል። ከኋላቸው የሚያምር ፏፏቴ ይታያል። ዛፎችን አረንጓዴያማ ቦታ ሲሆን ፤ በጣም የሚያምር ገጽታ ያለው ቦታ ላይ ሆኖ ወጣቶቹ እየጨፈሩ ነው።

በምስሉ ላይ የተለያየ የሃገራት መሪዎች እጅ ለእጅ ተጨባብጠው ሲዘያየሩ ያሳያል። በመሃል ላይ አንድ ሰዉየ አብሮ እነሱን ሲያስታርቃቸው ያሳያል። ከፊት ለፊታቸው ዉበት ያለው እና በጣም የሚያምር አበባ አለ ሰዎቹ በደስታ ስሜት ይተቃቀፋሉ።

በምስሉ ላይ በአንድ ገላጣማ ስፍራ ላይ ሰዎች ተሰብስበው ይታያሉ አንድ ትልቅ ሰውየ በእድሜ ገፋ ያሉ እና ጥቁር ጃኬት የለበሱ ዱላ በትክሻቸው ላይ የያዙ ሰው ከፊት ለፊት ቁመው ይታያሉ ከጀርባ በጣም በርካታ ወጣቶች የባህላዊ ልብስ ለብሰው ይታያሉ ግማሾች እያጨበጨቡ እና በደስታ እና ፀሀይ ደግሞ ሲንፀባረቅባቸው ከገምባራቸው ላይ ይታያል ።

በምስሉ ላይ ለፍርድ ቤት ዉሳኔ መስጫ የሚያገለግል መዶሻ የሚያሳይ ሲሆን መዶሻዉ ከሚያርፍበት መቀመጫ እንጨት ጋር አብሮ ተያይዞ ይታያል። በመዶሻ መካከል ላይ በወርባማ ያጤጠ ሲሆን በወርቃማ ያጌጠ ግድግዳ ይታያል።

በምሥሉ ላይ የገና ጨዋታ የሚጫወቱ ህፃናቶች በሜዳ ላይ የገና መጫወቻ ዱላ ይዘው እና የሀበሻ ልብስ ለብሰው ሲጫወቱ ይታያል። ከሜዳው ጀርባ እንስሳቶች እና አረንጓዴያማ እና ለምላማማ ሜዳ ይታያል።

ምስሉ አንድ ወንድ እና ሴት የባህላዊ ምግብ ቀርቦላቸው እየበሉ ይታያል ።ወንድ እና ሴቱ በፍቅር እየተጎራረሱ እና እየሳቁ እየበሉ ይታያሉ። ከጀርባ የሆቴሉ ምስል አለ። መብራት ይታያል ከፊት ለፊት ደግሞ ምግቡ ባህላዊ ምግብ ነው ።

ምስሉ በጥቁር ቀለም የተነሳ የአርበኞች ምስል ሲሆን አርበኞቹ ነጭ ጋቢ እና ልብስ ለበሰዋል። አንደኛው አርበኛ ጥይት ይዟል። አንደኛው አርበኛ ደግሞ መድፍ ተደግፏል። የተቀሩት ከጀርባ ቁመዋል።

በምስሉ ላይ አንዲት የባህላዊ ቀሚስ የለበሰች ሴት በመድረክ ላይ አጎንብሳ እየተመለከተች ይታያል ከጀርባ በትልቅ እስክሪን ይታያል በእጇ ማይክራፎን ይዛለች እና የባህላዊ ቀሚስ ለብሳለች ።

በምሥሉ ላይ ነጭ ሽንኩርት በጣም በቅርበት ፎቶ ተነስቶ ያሳያል። ነጭ ሽንኩርቶቹ ከላይ አረንጓዴ ቅጠላቸው ወደ ላይ ወጦ እና ከታች ደግሞ ገና ያልበሰለ ፍሬያቸው ከአፈሩ ተጣብቆ ይታያል።

ምስሉ የአንድ ምግብ ቤት በረንዳ የሚያሳይ ሲሆን፤ በረንዳው ዛፎች የተሞላ ነው። በዛፎቹ ላይ የተለያዩ ቀለም ያላቸው መብራቶች ሲገኙ፤ ከዛፎቹ ጋር ተያይዘው የተሠሩ ድንኳኖች አሉ። በድንኳኖቹ ውስጥ የተለያዩ ሰዎች ተቀምጠው ምግብ እየበሉ እና እየተዝናኑ ይታያሉ። አስተናጋቾች ቆመው እያስተናገዱ ...

በምስሉ ላይ በአንድ ጎድጓዳ ሰሀን ቁርጥ እንጀራ ተደርጎ ይታያል ።እንጀራው ላይ የዱባ ወጥ የሚመስል ቀይ ወጥ አለ። የጀርባ ምስሉ ነጭ ነው። ወጡ ደግሞ ለአይን ሳቢና ማራኪ ነው።

በምስሉ ላይ የ ፓስታ በነጭ ህሳህን ከ ነጭ ልብስ ላይ ተቀምጦ ይታያል። ፓስታው በጣም የሚያጓጓ እና ፍላጎት የሚቀሰቀስ አይነት ምግብ ሲሆን በቢጫ ቀለም እና ከላዩ ላይ ደግሞ ቀያይ ነገሮችን ጣል ጣል ያሉበት ነው።

መስሉ በአንድ ትልቅ አዳራሽ እየተከበረ ያለ የኢስልምና ህይማኖት ባእል አከባበር ያሳያል። ከፊት ለፊት በጣም ብዙ ሼሆች ወይም የሃይማኖት አባቶች አደረጉና ተቀምጠው ይታያሉ። ከውስጥ ደግሞ በጣም በርካታ ሰዎች ተቀምጠው በዓሉን የታደሙ እንዳሉ ይታያል። ወንበሮች የተደረደሩ በነጭ ልብስ የለበሱ የተደረደሩ ወንበሮች ይታያሉ።

ምስሉ በአንድ ገና በመውጣት ላይ ወይም ደግሞ በማደግ ላይ ተክሎች የሚያሳይ ማሳ ሲሆን ማሳው በጣም ሰፊ እና ረጅም ሜዳማ ቦታ ነው አረንጓዲያማ ገፅታ ያሳያል ከርቀት ሲታይ ሰማዩ ደመናማ ነው ።

በማስሉ ላይ ሁለት ህፃናቶች የባህል ልብስ ለብሰው ምግብ እየተመገቡ ይታያሉ። ከ ህጻናቶች ወደፊት የተለያየ ዓይነት ምግብ አይነቶች እያሉ በተስፋ ተቀምጧል ህፃናቶች ዋንኛው ሕፃን አንደኛው አስቸኳይ ሰዓት ይታያል ከኋላዋ ሞሰብ ይታያል። ልጆቹ ሲፈራርሱ ልዩ ደስተኛ ስሜት የለም ይመስላል።

በምስል ላይ አንድ የማስታወቂያ ድርጅት የማስታወቂያ ሰሌዳ የሚታይ ሲሆን ሰሌዳው በቀይና በነጭ ቀለም የተሰራ ነው ማህሉ ላይ የመባዣ ማሽን ይታያል። ከግርጌ አድራሻና ስልክ ቁጥር ይታያል። ከላይ በነጭ ጽሁፍ ኤም የማስታወቂያ ስራ የሚል የአማርኛ ጽሁፍ አለው።

በምሥሉ ላይ ስለ አንድ ታሪካዊ ሥፍራ የሚገልጽ ሰሌዳ ተሰቅሎ ተሰቅሎ ይታያል። በሰሌዳው ዙሪያ በብረት አጥር የታጠረ ሲሆን፤ በሰሌዳው ላይ ይስማ ንጉሥ የአድዋ ጦርነት መንስኤ የውጫሌ ውል አንቀጽ አሥራ 17 የሚል ጽሑፍ ይታያል። ከጀርባ የተለያዩ ዛፎችን አረንጓዴ ለምላማ ሥፍራዎች ይታያል።

ምስሉ አንድ የሀበሻ ቀሚስ ያሳያል። የሀበሻ ቀሚሱ ነጭ ሲሆን በመሀሉ ላይ በረዥሙ የተሰራ በተለያየ ቀለም በሰማያዊ እና ቢጫ ቀለም የተሰራ ጌጣጌጥ አለበት። መሀሉ ላይ በቀይና በተለያየ ቀለም በተሰራ መቀነት ታስሮበታል።

በምስሉ ላይ ረጃጅም ቀንዶች ያሏቸው ከብቶች ሳር ሲበሉ ይታያል። ከብቶቹ ሙሉ በሙሉ ነጭ የቆዳ ቀለም ያላቸው ሲሆኑ ከፊሎቹ ደግሞ ጥቁር የቆዳ ቀለም ኖሯቸው ከፊት ለፊታቸው ቀይ እና ነጭ ቆዳ ቀለም አላቸው። ከኋላ አንድ ሰውየ ከጎን ሁኖ ከብቶቹን እየተከተለ እና እያበላ ይገኛል። ከብቶቹ ያሉበት የምድረ ገጽታ ሁኔታ በጣም የሚያምር እና ልዩ ስሜት የሚፈጥር ነው።

በምስሉ ላይ በአንድ አረንጓዴአማ እና በሚያር ሜዳ ላይ አንድ ቀይ ፈረስ ሳር ሲግጥ ይታያል። ከጀርባው በጣም ጫካ እና ዛፎች የተሞላ ገጽታው ይታያል ተራራ ይታያል። ሰማዩ በጣም ደመናማ ነው። ሣሩ በጣም አረንጓዴ ነው።

በምስሉ ላይ በአንድ መጋዘን ውስጥ የተደረደሩ ሲሚንቶዎች ይታያል። ሲሚንቶዎቹ በጣም በርካታ ሲሆኑ፤ ወደ ላይ በከፍታ እና በመስመር ተደርድረው ይታያሉ። ነጭ ማሸጊያ ነው ማሸጊያ ናቸው።

በምስሉ ላይ አንድ ትልቅ በእድሜ የገፉ ሴትዮ የሙዚቃ መሳርያ እየተጫወቱ የሚያሳይ ሲሆን እና ሲትዮዋ በፈገግታ ዙረው እየተመለከቱ ሲሆን ከሴትዮዋ ጀርባ አንድ ቴሌቪዥን እና ከአንድ የሙዚቃ መጫወቻው ላይ ደግሞ የሙዚቃ መጫወቻ ማ...

በምሥሉ ላይ አንድ ክብ አርማ የሚታይ ሲሆን ፤ በአርማው ጠርዝ ላይ የኢትዮጵያ የጤና መድህን ኤጀንሲ የሚል በአማርኛ እና በእንግሊዝኛ ከላይና ከታች ተጽፎበታል። አርማው በሰማያዊ ቀለም የተሰራ በመሆኑ ሰላምና ጤናን መረጋጋትን ይፈጥራል። በአርማው መሀል የተለያዩ ሰዎች ጥላ ከላይ ይዘው ይታያል።

በምስሉ ላይ የተለያየ ቀለም ያላቸው ጫማዎች በነጭ ወለል ላይ ተደርድረው ይታያሉ። ጫማዎቹ ሶላቸው ነጫጭ ሲሆን ከላይ በጨርቅ የተሰራ እና ጨርቁ ደግሞ በጣም የሚያምር እና የተለያየ ቀለም ያለው ነው። ከጀርባ ጥላ ያለበት ይመስላል።

አንድ ትልቅ ተራራ ይታያል፤ ተራራው በአረንጓዴ ተክሎች የተሞላ ሲሆን በተራራው መሃል ላይ አንድ ሰውየና የተለያዩ እንስሳቶች ይታያሉ። ከሩቅ ደግሞ አስደናቂ ቅርጽ ያለው ትልቅ ነገር ይታያል ። ከተራራው ጀርባ ሰማዩ በደመና የተሸፈነ ነው።

ምስሉ በአንድ ሐይቅ ላይ ፀሐይ ስትጠልቅ የሚያሳይ ነው። ከሐይቁ ፊት ለፊት ላይ የተለያዩ ዛፎች ይታያሉ። ፀሐዩአ ስትጠልቅ ቢጫ እና ሌሎች ቀለሞችን ትፈጥራለች። ይህም ማራኪና ሳቢ እንዲሆን ያደርገዋል።

በምስሉ ላይ የተለያዩ ቀለም ያላቸው ገጣጌጦች አንድ ግድግዳ ላይ ተለጥፈው ይታያሉ። ገጣጌጦቹ ብዛት ያላቸውና የሚያምር ቀለም ያላቸው ሲሆን የጌጣጌጦቹ ቀለም እንደ አረንጓዴ፣ ቢጫ እና ቀይ ግድግዳው ሰማያዊ ቀለም አለው።

ምስሉ ለአንድ ልዩ ፕሮግራም የተዘጋጀው አዳራሽን ያሳያል። አዳራሹ በነጩ ወንበሮች የተሠራ ሲሆን፤ ወንበሮቹ ነጭ ልብሶች ተደርጎባቸዋል። ከፊት ለፊትህ መቀመጫዎችና በጣም በአበቦች እና በአረንጓዴ ልምላሜ የተሞላ ጌጣጌጦች የተጠቁበት ሆኖ ይታያል።

በምስሉ ላይ አርማ የሚታይ ሲሆን ምስሉ ጠርዝ ላይ አልማ ወይም አማራ አቀፍ ልማት ማህበር የሚል የአማርኛ ጽህፍ ይታያል ከታች የእንግሊዘኛ ጽሁፍ ይታያል ከምስሉ መካከል ሌሎች ምስሎች የቤት፣ የፋብሪካ እና የወፍ ስእል ይታያል።

ምስሉ የትምህርት ሚኒስቴር የያዘ አርማ ሲሆን አርማው በጠርዞቹ ላ ትምህርት ሚኒስቴር የሚል በአማርኛ እና በእንግሊዝኛ የተጻፉ ጽሑፎች ይታያሉ። የጽሑፎቹ ቀለም ነጭ ሲሆን የአርማው የጀርባ ምስል ነጭ ነው። በመሀሉ ላይ በተለያየ ቀለም የተሰሩ መጽሐፎች ይታያሉ።

ምስሉ የተዋሃደ ቀለም ያላትን ወፍ ይዟል። ወፍ ቢጫ፣ ጥቁርና አረንጓዴ ቀለም ያላት ሲሆን ጅራቷ ሰማያዊ ነው። ከወፏ ጀርባ እንደሷ አይነት በቀቀን ወፎች ይታያሉ። ግንድም ይታያል።

ዛጎል የሚል እርዕስ ያለው የመጽሃፍ ሽፋን ሲሆን ከላይ ለ3ተኛ ጊዜ የታተመ መሆኑን የሚገልጽ ጽሁፍ ይታያል። የመጽሃፉ የጀርባ ምስል በጥቁር ፣ በቢጫ እና በ ነጭ ቀለም ይታያል።

በምስሉ ላይ የምንመለከተው አንዲት ሴት ፀጉሯን ተሰርታ ፣ፊቷን ሜካፕ ተሰርታ፣ የባህል ልብስ ለብሳ፣ የውበት መዋቢያዎች አድርጋ ይታያል።

ምስሉ በርቀት ሰማይ ላይ የተነሳ የጣና ሃይቅን ገጽታ የሚያሳይ ፎቶው ሲሆን በገጽታ ላይ ጣና ሐይቅ በዙሪያው በዓለታማ ቦታዎችና በተለያዩ ነገሮች ድንጋዮች ተሽፍኖ ተከብቦ ይታያል። ውሀው ከርቀት ሲታይ አረንጓዴ ገጽታ አለው።

በምስሉ ላይ አንድ እውቅ የግንባታ ባለሙያ ከኢትዮጵያ ህዳሴ ግድብ ጫፍ አናት ላይ ቆሞ እያስረዳን እየተናገረ የሚመስል ምስል ይዝዋል። ሰውየው በእጁ ኮፊታ ይዞ ከጀርባው ደሞ ትልቅ በወደላይ የተገነባ በመስመር የተገነባ ግንብ ይታያል።

እግሩ ላይ ነጭ አስካርባ ጫማ እና አረንጓዴ ፎጣ እና ቁምጣ ያደረገ ሰዉየ ከሳር ላይ ተቀምጦ ይታያል። ከሰዉየዉ ጀርባ ደግሞ ፍየሎች ነጭ ቀለም እና ቀይ እንዲሁም ቢጫ ቀለም ያላቸዉ ፍየሎች ይታያሉ።

ምስሉ የሰርግ አዳራሽ ይዟል። አዳራሹ በተለያዩ አበቦችና ወንበሮች እንድሁም ጠረጴዛዎች የደመቀ ሲሆን በመሀል አንድ ረጅም ጠረጴዛ ይታያል። በጠረጴዛው ዙሪያ ብርጭቆና ሰሀኖች ተደርድረዋል። ከእንጨት የተሰሩ ወንበሮች ተደርድረዋል። አንድ ሰው ከፊት ለፊት ይታያል::

ከምስሉ ላይ ፈሳሽ ሳሙና መያዣ 5 ሊትር የሚይዝ ሰማያዊ ጀሪካ ወይም ጎማ የሚታይ ሲሆን ጎማዉ ከጎኑ ላይ አርማዉ ተለጥፎበታል። የፈሳሽ ሳሙና አርማ ተለጥፎበታል።

በምስሉ ላይ አንድ ጀልባ ትልቅ በውቂያኖስ ላይ ተንሳፋ ትታያለች። በጀልባዋ ላይ በጣም ብዙ ሰዎች የተጫኑ ሲሆን የተወሰኑ ሰዎች ከጀልባዋ እየዘለሉ እየወረዱ ወደ ባህሩ ሲገቡ ይታያል። በጣም አስፈሪና ጀልባዋ እየሰመጠች ያለች ትመስላለች።

ምስሉ የልብስ ስፌት ሱቅ ሲሆን አንድ ወንድ ቁጭ ብሎ በልብስ መስፊያ ማሽን ልብስ ሲሰፋ ይታያል። አንድት ሴት ደግሞ ጎን ልብሶቹን እየተኮሰች ትታያለች። ከኋላ በጣም በርካታ ልብሶች ተሰቅለውና ተደርድረው ይታያሉ።

የህብረት ኢንሹራንስ አክሲዮን ማህበር አርማ ሲሆን የሀያ አመት አስተማማኝ አገልግሎት የሚል ፅሁፍ አለው። ሰማያዊና ቀይ ቀለም የተቀባ ፅሁፍ ይታየኛል። ስልክ ቁጥርና አድራሻ ይዟል።

በምስሉ ላይ በማደግ ላይ ያሉና መጠነኛ ቁመት ያላቸው ሳሮችን እንመለከታለን። ሳሮቹ በተወሰነ ርቀት ላይ ሁነው ይታያሉ። እና ሳሮቹ ያሉበት ገጸምድር ከፊል አረንጓዳማ ነውደ ከሳሮቹ ላይ አንድ ፌስታል ይታያል።

ምስሉ የአንድ ሆቴል በረዳ የሚያሳይ ሲሆን ከበረዳው ላይ ከእንጨት የተሰሩ በጣም የሚያማምሩ መቀመጫዎች ይታያሉ። ዛፎች ይታያሉ እና ወደ ቡና የሚል ከእንጨቱ ላይ ተቀርፀው የተሰሩ ፅሁፎች ይታያሉ።

በምስሉ ላይ ነጭ ባህላዊ ልብስ የለበሱ ወጣቶች ዱላ የገና መጨረሻ ዱላ ይዘው ሲጫወቱ ይታያሉ። ልጆቹ ያሉት በሜዳ ላይ ሲሆን ከሜዳው ጀርባ አረንጓዴ እና የሚያምር ውበት ያለው ሜዳ ይታያል።

በምስሉ ላይ አንድ ብርቅዬ የዱር እንሰሳ ከተራራው ጫፍ ላይ ቁሞ ይታያል። እንሰሳው በጣም ወፍራም እና ረጂም ቀንዶች አሉት። የቆዳ ቀለሙ በነጭ እና በፈዛዛ ቀይ አይነት ሲሆን ቦታው በጣም የሚያምር እና ልዩ ስሜት የሚፈጥር ነው።

ይህ በምስሉ ላይ የምናየው አጅግ የሚያምር አረንጓዴ የሆነ የተፈጥሮ አካባቢ ነው። አናንተ አንደዚህ ኣይነት ቦታ ኣይታችሑ ታቃላችሕ?

በምስሉ ላይ አንዲት አንጋፋ አርቲስት በመድረክ ላይ ስትዘፍን ይታያል። በእጇ ማይክራፎን ይዛለች። የባህል ቀሚስ አድርጋለች። እጇና እጇ ላይና በጆሮዋ ላይ ጌጣጌጦች አድርጋለች። ጸጉሯን በሚያምር ሁኔታ ተሰርታለች።

ምስሉ የኢትዮጵያ ብሔራዊ ባንክ አርማን ያዘ ሲሆን ከአርማው ከላይና ከታች በአማርኛና በኢንግሊዘኛ የተፃፈ ፅሑፍ አለ መሀል ላይ በቢጫ የተፃፈ የአርማው ስእል አለ፤ የአርማ ስታይል አለው።

በምስሉ ላይ መድረክ ላይ የፉከራና ምለላ ትርኢት የሚያሳዩ ወጣቶች ይታያሉ። ወጣቶቹ ተመሳሳይ የሆነ የባህላዊ ልብስና እንዲሁም ጋሻና ጦር ይዘው እየፎከሩና እየሸለሉ ይታያል። በጀርባ ሴቶች ቁመዋል ።እና የጀርባ ስዕሉ በጣም የሚያምር ስዕል አለው።

ምስሉ ላይ ቡና በማፍላት፣ በመቅዳትና በማስተናገድ ላይ ያሉ በርካታ ሴቶችን የሚያሳይ ምስል ሲሆን በምስሉ ላይ አንድ ነጭ ባህላዊ ልብስ የለበሰች ሴት ቡና ለመቅዳት በዝግጅት ላይ ያለች ሁኖ ያሳያል ።ሌላኛዋ ደግሞ በእጇ ይዛ እየቀዳች ያሳያል። ሌሎች ደግሞ ቁመው እያዩና እየሳቁ ነው ።

አንድ በጥሞና ላይ በመከታተል ያለ የሚመስል እድሜዎቹ ካርባዎቹ በላይ የሚሆኑ እና እና ፀጉሩ ኧ ገባ ገባ ያሉ ሸበቶ የጣለበት ሰው የሚያሳይ ሲሆን ሰውየው የልብ ሰው ሸሚዝ ኧ ሰማያዊ ደማቅ ሰማያዊ ነው ።

በምስሉ ላይ አንድ ትልቅ ጀልባ በባህር ላይ እየሄደ የሚያሳይ ምስል ሲሆን በጀልባው ላይ በጣም በርካታ ሰዎች ተሰቅለውና ተቀምጠውበት ይታያል። ሰዎቹ ነጫጭ ልብስ የለበሱ እና ጀልባው ላይ ደግሞ ጣናነሽ የሚል ጽሑፍ ያለበት ነው።

በምስሉ ላይ አንድ ከጭቃ የተሰራ ቤት ይታያል። ቤቱ መስኮት እና በር ሰማያዊ ናቸው። አጥሩ ከቆርቆሮ የተሰራ ሲሆን የቤቱ ግድግዳ ጭቃ እና ሸካራማ ነው።

ምስሉ አንድ የውቅያኖስ ዳርቻን የሚያሳይ ሲሆን ከአሸዋማው ዳርቻ ላይ አንድ የዘንባባ ተክል እና አንድ የተተከለ የሚመስል ወደ ላይ የቆመ እንጨት ወይም ብረት ይታያል። ሰማዩ ጭጋጋማ ይመስላል።

በምስሉ ላይ በአንድ ባህር ጉማሬዎች ወጣ ብለው ይታያሉ። ከጉማሬዎቹ በስተጀርባ አረንጓዴማ ሳርና ዛፎች ይታያሉ። ከዛፎቹ ጀርባ ደግሞ ትልቅ ፎቆችናቤቶች ይታያሉ። ኮረብታዎችና ደመናማ ሰማይ ይታያል።

በምስሉ ላይ አንድ የአሚኮ ዜና አንባቢ ሰው ዜና እያነበበ የሚታይ ሲሆን ከጀርባ ላይ በትልቅ ስክሪን ምስል ይታያል። ሰውዬው ጸጉሩ ገባ ያለ እና ሱፍ የለበሰ ሲሆን ቀይ ካራባት እና ጥቁር ኮት አድርጓል።

ምስሉ አንድ ትልቅ የልብስ መስፊያ ፋብሪካን ያሳያል። ፋብሪካ ውስጥ ብዙ የልብስ ስፌት መኪኖችና እና ሰፊ ሰዎች ይታያሉ። በብዛት ኧ ሰማያዊ ከለር ያለው ልብስ እየተሰፋ ያሳያል።

መረዳጃ ድርጅት መስራች የሆነው የክብር ዶክተር ቢኒያም በለጠ በመድረክ ላይ ሲናገር የሚያሳይ ፎቶ የያዘ ሲሆን ከጀርባ ሀምራዊ ቀለም ያለው መጋረጃ ይታያል። በእጁ ማይክራፎን የያዘ ሲሆን ነጭ ጋቢ ለብሷል። ሰውዬው ከላይ ኮፍያ አድርጓል።

በመሰራት እና በከፊል ደሞ ለግልጋሎት ክፍት የሆነ መንገድ ሲሆን ለግልጋሎት ክፍት በሆነው መንገድ ላይ የጭነትም የህዝብ ማመላለሻ መኪኖች ሲንቀሳቀሱ ይታያል። በመሰራት ላይ ያለው መንገድ ደሞ የተለያዩ የመስሪያ መኪኖችን የያዘ ሆኖ ይታያል።